ሀይማኖት የእስልምና ሃይማኖት ከሀይማኖቶች ውስጥ አንዱ ሲሆን የእስልምና ሃይማኖት እጅግ አንጋፋ የሆነ በነቢዩ መሐመድ አስተምህሮት ላይ የተመሠረተ የእምነት ታዋቂ የእምነት አይነት ዓይነት ብዙ ተከታዮች ያሉት የእምነት አይነት ነው።

የኬሚስትሪ ትምህርት ከትምህርት አይነቶች ውስጥ አንዱ ሲሆን ኬሚስትሪ ስለ ቁሳቁስ እና ስለ ቁሳቁስ ኬሚስትሪ ስለ ቁሳቁስ ልዩ ልዩ ባህሪያት የሚያጠና የትምህርት አይነት ቀመር ያለው ደስ የሚል ትምህርት ቅመማ ያለበት ትምህርት ኬሚስትሪ ነው።

ቤት እና መኖሪያ ቤት ሳር ቤት ከቤት አይነቶች ዉስጥ አንዱ ሲሆን ሳር ቤት ከሳር የሚሰራ መሃል ላይ ከአንድ ባህርዛፍ የቆመ ወይም ከአንድ እንጨት የቆመ ምሰሶ የተባለ መያዣ ያለው በቀላል እና በፈጣን በገጠሩ ክፍል የሚሰራ ቤት ነው::

ጫማዎች ሸራ ጫማ ከጫማ አይነቶች ዉሰጥ አንዱ ሲሆን ሸራ ጫማ በብዙዎች ዘንድ ተወዳጅ የሆነ በአይነቱ ቀላል የሆነ ለስፖርት የምንጠቀምበት ብዙዎች መልበስ የሚፈልጉት በሞቃት አካባቢ አሰንደመሁም ለደህንነት የሚመከር ነዉ።

ጌጥ ማደስ ከማስጌጥ ተግባራት ዉስጥ አንዱ ሲሆን ማደስ በተለይም ያረጁ እና የነበሩ እቃዎችን ቦታዎችን እንደ አዲስ መጠቀም ስንፈልግ የማስኬድበት የማደሻ ስርዓት የማስጌጫ ስርዓት ነዉ።

ምግብ ምስር ወጥ ከምግብ አይነቶች የሚመደብ ከወጣ አይነቶች የሚመደብ ምስር በመጠቀም የሚሠራ ወጥ በጣም ጣፋጭ የሆነ በብዙ ኢትዮጵያዊያን የሚወደድ ምስር ወጥ በመባል ይጠራል። ጣፋጭ ምግብ ነው።

ስፖርት ምርኩዝ ዝላይ ከዝላይ ስፖርት አይነቶች ዉስጥ አንዱ ሲሆን ምርኩዝ ዝላይ ሶስት ሜትር እርዝመት ያለውን ተለማጭ የመዝለያ ዘንግ በመጠቀም በመሰናክል ላይ የምናረገው ዝላይ ፍራሽ ላይ የምናርፍበት ዝላይ ነው::

መዋቢያዎች ወይም የውበት መጠበቂያ መስታዎት ከመዋቢያ ወይም ከውበት መጠበቂያ ከምንጠቀምባቸው መሣሪያዎች ውስጥ አንዱ ሲሆን በተለይም መልካችንን ለማየት የተለያዩ ሰውነት ክፍሎቻችንን በአይናችን በቀጥታ እማናያቸውን ለማየት የሚጠቅመን የመዋቢያ እቃ ነው።

መጓጓዣ እና ተሽከርካሪዎች በቅሎ:-ለመጓጓዣነት ምንጠቀምበት እንስሳ ሲሆን በቅሎ በገጠራማዉ ክፍል ከአንድ ቦታ ወደ ሌላ ቦታ የምንሄድበት መጓጓዣ በኮርቻ ጭነን መጓጓዣ አንድ ሰዉ የሚይዝ መጓጓዣ ነዉ።

ተፈጥሮ እና አካባቢ ፦ ውርጭ ፦ ከአካባቢ አይነቶች ውስጥ አንዱ ሲሆን ውርጭ እጅግ ከፍተኛ ቅዝቃዜ ያለባቸው ቦታዎች መገለጫ የሆነ እጅግ አጥንትን የሚሰብሩ ቅዝቃዜ ያለባቸው ቦታዎች መጠሪያ ውርጭ በመባል ይታወቃል ።

ማበረሰብና ቤተሰብ ትዳር ከቤተሰብ መመስረቻ መንገዶች አንዱ ሲሆን ትዳር የወንድና ሴት ፍቅር ወዳለ ከፍ ወዳለ ደረጃ ሲደርስ የሚኖር የቤተሰብ መመስረቻ ሂደት ትዳር በመባል ይታወቃል።

ልዩ ልዩ መሳሪያዎች ሚስማር ከልዩ ልዩ መሳሪያዎች አንዱ ሲሆን ሚስማር በተለይም በእንጨት ላይ እንዲሁም በምቾት ባላቸው ቦታዎች ላይ በመመታት የተለያዩ ነገሮችን ለማጣበቅ፣ ለመለጠፍ ይጠቅመናል።

ማህበረሰብ ቤተሰብ አያት ከቤተሰብ አባላት ዉስጥ አንዱ ሲሆን ለአንድ ሰዉ የአባቱ አባት ወይም አባቱ የእናቱ አያት በመባል ይታወቃል።

ስራ የግንባታ ስራ ከየስራ አይነቶች መካከል አንዱ ሲሆን ልዩ ልዩ ግንባታዎችን የተለያዩ የግንባታ አይነቶችን የመስራት ሂደት የተለያዩ ግንባታዎች ውስጥ በመሳተፍ የሚሰራ ስራ አይነት የግንባታ ስራ ይባላል።

አርማ እርግብ በእንስሳት አርማነት የሚያገለግል ሲሆን እርግብ በብዙ መለያዎች ላይ እንደ ሠላም ተደርገው የሚወሰድ የሰላም ተምሳሌት የሆነ አርማ ነው::

አትክልት እና ፍራፍሬዎች ሰላጣ ሰላጣ ከአትክልት አይነቶች ዉስጥ አንሱ ሲሆን ሰላጣ አረንጕደ ቀለም ያለው ቀጭን የሆነ ብቻውን ወይም ከቲማትም ጋር ተሰርቶ የሚበላ ለጤና ተስማሚ ምግብ ሰላጣ ይባላል::

የቤት ዕቃዎች ብርጭቆ በጠርሙስ መልኩ የተሰራ የውሃ መጠጫ እንዲሁም የተለያዩ መጠጦችን እምጠጣበት መሳሪያ ተሰባሪ የሆነ የመጠጫ መሳሪያ የቤት ዕቃ ነው።

ንግድ እና ግብይት ገበያ ከንግድ እና ግብይት መፈፀሚያ ቦታዎች አንዱ ሲሆን ገበያ በአንድ ቦታ የተለያዩ ሸቀጦችን የምናገኝበት የተለያዩ ሸቀጦች የሚሸጡበት ገዢዎች በመሄድ የሚገዙበት የንግድ እና ግብይት ቦታ ገበያ ይባላል::

ጫማዎች ቋቋ ጫማ ከጫማ አይነቶች ውስጥ አንዱ ሲሆን በሴቶች የሚዘወትር ከዘመናዊ አልባሳት ጋር የሚዘወትር ወገብ እና ሽንጥ ቅርጽ እንዲወጣ የሚያደርግ የጫማ አይነት ወይም ታኮ ጫማ በመባል ይታወቃል።

ማህበራዊ ሚዲያ ቲዉተር ከማህበራዊ ሚዲያ ዉስጥ አንዱ ድህረ-ገፅ ሲሆን ቲዉተር በአሁኑ ሰዓት "ኤክስ" የተባለ ስምን ይዞ በኤሎን መስክ ተገዝቶ የምንጠቀምበት መረጃ ማግኛ ማህበራዊ ሚዲያ ድህረ-ገፅ ነዉ።

ዜና የስፖርት ዜና ከዜና አይነቶች ውስጥ አንዱ ሲሆን የስፖርት ዜና የተለያዩ የስፖርት ዜናዎች ዘገባዎችን ልዩ ልዩ የእስፖርት መረጃዎችን የምናገኝበት ስፖርታዊ ወቅታዊ መረጃዎች የምናገኝበት የዜና አይነት የስፖርት ዜና ይባላል።

የቤት እና የቢሮ እቃዎች ። የጠረጴዛ ላይ አበባ ከቤት እና ከቢሮ እቃዎች ውስጥ አንዱ ሲሆን የጠረጴዛ ላይ አበባ ማራኪ ገፅታን የሚፈጥር ለቤት እና ለቢሮ ድምቀትን የሚፈጥር የቤት እቃ ወይም የቢሮ እቃ ነው ።

ስርዐት እና ለቅሶ የእለቅሶ ስነስርአት የልቅሶ ስነ-ስርዓት ከባህል አንዱ ሲሆን በኢትዮጵያ ውስጥ በብዙ መልኩ የሚገለጽ ሰው ሲሞት ያለ ስነስርዐት ሲሆን ሰው ሲሞት እስከመጨረሻው ተስካርና ወዘተ የመሳሰሉ ሂደቶች ያሉት ነው።

እፅዋት አበባ እጅግ ማራኪ ገፅታን የሚፈጥር የእፅዋት አይነት ሲሆን አበባ የዉበት መገለጫ ተደርጎ የሚወሰድ ማራኪ እና ደስ የሚል ገፅታን የሚፈጥር ማራኪ ገፅታ ያለዉ የእፅዋት አይነት ነዉ።

ማህበረሰብ እና ቤተሰብ:- ትዳር ቤተሰብን ለመመስረት ዋነኛ የሆነ መሳሪያ ሲሆን ትዳር በወንድ እና በሴት መካከል በሚኖር የፍቅር ግንኙነት የሚቀጥል ቤተሰብ የመመስረቻ ዘዴ ትዳር ይባላል።

ቡና ቤቶችና ምግብ ቤቶች ቁርጥ ቤት ከምግብ የተለያዩ እንስሳት ስጋ የምናገኝበት የተለያዩ የስጋ ምርቶችን የምንገዛበት እና የምንበላበት ቦታ ቁርጥ ቤት ተብሎ ይታወቃል።

ጌጣጌጥ ። አምባር ከጌጣጌጥ አይነቶች ውስጥ አንዱ ሲሆን አምባር በእጅ እና በእግር ላይ የሚደረግ የጌጣጌጥ አይነት በሴቶች የሚዘወተር በወርቅ እንዲሁም በልዩ ልዩ አንፀባራቂ መሳሪያዎች የሚሰራ ለማሳመር ወይም ለማጌጥ የምንጠቀምበት የጌጣጌጥ አይነት አምባር ይባላል ።

ዜና የሜሮሎጂ ዜና ከዜና አይነቶች ውስጥ አንዱ ሲሆን ስለ አየር ንብረት ስለሚመጣው የአየር ንብረት ስላለፈው የአየር ንብረት ምን ምን እርምጃዎችን መውሰድ እንዲሁም ዝግጅቶችን ማድረግ እንዳለብን የሚያሳየን ለግብርናው ጠቃሚ የሆነ ዜና ሜትሮሎጂ ዜና ይባላል።

ማደራጀት ከማስጌጥ ተግባራት ዉስጥ አንዱ ሲሆን ማደራጀት የተለያዩ ዝብርቅርቅ ብለዉ የተቀመጡ ነገሮችን በአንድ መልኩ ቅደም ተከተል ባለዉ መልኩ ማስቀመጥ ወይም ማስጌጥ ማደራጀት ልንለዉ እንችላለን።

የቤት ዕቃዎች ዲዛይን እንደየቤቱ አቀማመጥና እንደየግለሰቡ ምርጫ የሚለያይ ሲሆን ዘመናዊና ባህላዊ ቅጦች በብዛት ይታያሉ።

ጥበብና ባህል የሸክላ ስራ ታዋቂ ከሆኑ የጥበብ ዓይነቶች አንዱ ሲሆን የተለያዩ የሸክላ ምርቶችን የማምረት እንዲሁም የመስራት ሂደት የሸክላ ስራ ይባላል።

የቤትና የዱር እንስሳት የሌሊት ወፍ ከዱር እንስሳት ውስጥ አንዱ ስትሆን የሌሊት ወፍ በሌሊት የምትሄድ በድምጽ ሞገድ ተጠቅማ የምትሄድ አይኗ ማየት የማትችል ብቸኛ አጥቢ እና በራሪ የሆነች እንስሳ የለሊት ወፍ በመባል ትታወቃለች።

ንግድና ግብይት ሸምሱ ሱቅ በደሴ የሚገኝ ሱቅ ሲሆን ሸምሱ ሱቅ በብዞች ተወዳጅ የሆነ ልዩ ልዩ ሸቀጣ ሸቀጦች የሚገኙበት በደሴ የሚገኝ ሸቀጥ መሸጫ ሱቅ ሸምሱ ሱቅ ይባላል።

ታዋቂ መሪዎች አባቶች አባ ገዳ መሪዎች አባቶች የሚጠሩበት ስም ሲሆን በተለይ በገዳ ስርአት ውስጥ ያሉ መሪዎች መጠሪያ ስም አባ ገዳ በመባል ይታወቃል፡፡

አትክልትና ፍራፍሬዎች ፖም ከፍራፍሬ አይነቶች ውስጥ አንዱ ሲሆን ፖም ጣፋጭ የሆነ ለጤና ተስማሚ ቀይ ቀለም ያለው በብዙዎች የሚወደድ ሀኪምን የሚተካ ፍራፍሬ ፖም ይባላል ::

ስፖርት የአካል ብቃት እንቅስቃሴን በማበረታታት የልብና የደም ዝውውር ስርዓትን በማሻሻል ጤናማ ሕይወት ለመምራት ይረዳል።

መጓጓዣና ተሽከርካሪዎች ጋሪ ከመጓጓዦች ውስጥ አንዱ ሲሆን ጋሪ ባህላዊ የሆነ መጓጓዣ በፈረስ ወይም በአህያ ተደርጎ የሚነዳ ጋሪ በብዙ የባህላዊ መጓጓዣ ቦታዎች የሚታወቅ የመጓጓዣ አይነት ይሆናል።

ተፈጥሮና ከባቢ ውርጭ ከተፈጥሮ አካባቢዎች ውስጥ አንዱ ሲሆን ውርጭ እጅ ከፍተኛ ቅዝቃዜ ያለባቸው ቦታዎች ሲሆኑ እጅግ አጥንትን የሚሰብሩ ብርድ ወይንም ቅዝቃዜ ያለባቸው ቦታዎች መገለጫ ነው፡፡

ጥበብና ባህል የሰርግ ባህል ከባህላት አንዱ ሲሆን የሰርግ ባህል በተለያዩ ሀገራት ወይም ቦታዎች የጋብቻ ስነ ስርዓትን በልዩ ልዩ ድርጊቶች የማድረግ ሂደት የሰርግ ይባላል ::

በአጠቃላይ በኢትዮጵያ ውስጥ የተለያዩ አይነት መጠጦች የሚዘጋጁ ሲሆን፣ ጠላ፣ ቢራና አረቂ ከዋና ዋናዎቹ መካከል ይጠቀሳሉ። እነዚህ መጠጦች የራሳቸው የሆነ ባህላዊና ማህበራዊ ትርጉም ያላቸው ሲሆን፣ በአገራችን ባህልና የአኗኗር ዘይቤ ውስጥ ትልቅ ቦታ አላቸው።

ሀይማኖት የእስልምና ሃይማኖት ከሃይማኖቶች ውስጥ አንዱ ሲሆን ፤የእስልምና ሃይማኖት እጅግ አንጋፋ ፣ጥንታዊ፣ ታዋቂ እንዲሁም በብዙዎች የሚወደድ እና የሚከበር የሃይማኖት አይነት በመሐመድ አስተምህሮት ላይ የተመሠረተ ነው።

የጽህፈት መሳሪያዎች እቃዎች ደብተር ከጽህፈት መሳሪያ እቃዎች የሚመደብ ሲሆን ደብተር እስክርቢቶና እርሳስን መጠቀም የተለያዩ መልእክቶችን እንዲሁም መረጃዎችን እምናሰፍርበት ቦታ ነው።

የማራስ ቅባቶች ቆዳን እርጥበት በመስጠት ለስላሳና የመለጠጥ ባሕርይ እንዲኖረው ይረዳሉ

ትምህርት የግል ትምህርት፦ የግል ትምህርት ከትምህርት አይነቶች ውስጥ አንዱ ሲሆን በግል ተቋማት የሚሰጡ ፥ በግል በተያዙ ትምህርት ቤቶችና ተቋማቶች የሚሰጥ በክፍያ እየከፈልን የምንማረው የትምህርት አይነት የግል ትምህርት በመባል ይታወቃል።

ዱለት: የተከተፈ የበግ ወይም የፍየል ጉበት፣ ኩላሊትና ሆድ በቅመማ ቅመም ተቀላቅሎ የሚሠራ ጣፋጭ የኢትዮጵያ ምግብ ነው።

ሥነ ህንፃ እና ግንባታ የአክሱም ሐውልት ከሥነ ሕንፃ ውስጥ አንዱ ሲሆን ፤ የአክሱም ሐውልት በዩኔስኮ የተመዘገበ በቁመቱ በጣም ረዥም የሆነ በጣሊያን ጊዜ ተወስዶ አሁን ላይ ወደ አገሩ የተመለሰ በኢትዮጵያ ትግራይ ክልል የሚገኝ ታዋቂ የሥነ ሕንፃ ማሳያ ነው።

እጽዋት ዝግባ ከጸዋት አይነቶች ውስጥ ሲሆን ዝግባ የዛፍ አይነት የሆነ በጣም ረጅም የሆነ ለቤት መስሪያ እና ለልዩ ልዩ ነገሮች መስሪያ የሚውል ቤተክርስቲያን አካባቢ በብዛት የሚታይ እጽዋት ዝግባ ይባላል ::

ቱሪዝም የኢኮኖሚ እድገትን የሚያበረታታ ሲሆን ጉዞ የግል ልምድን ያሰፋል። ስደት አዳዲስ ማህበረሰቦችን በመፍጠር የባህል ልውውጥን ያመጣል

ማህበራዊ ሚዲያ ኢንስታግራም ከማኅበራዊ ሚዲያ ውስጥ አንዱ ሲሆን ፤ ኢንስተግራም ሰዎች የተለያዩ ምስሎችን ለ ጓደኞቻቸው እንዲሁም ለሚያያቸው ሰው የሚያጋሩበት የተለያዩ ቦታዎች ላይ ሲሄዱ የተለያዩ ነገሮች ላይ ሲሳተፉ የሚያጋሩበት መንገድ ነው።

ቱሪዝም እና ስደት በባስ ወይም መካከለኛ ሰዉ መያዝ በሚችል መኪና የሚደረግ የጉዞ አይነት ነው ።

ቡና ቤቶች እና ምግብ ቤቶች፤ ቶቶት የባህል አዳራሽ በአዲስ አበባ የሚገኝ ታዋቂ ባህላዊ ምግብ ቤት ሲሆን ቶቶት በብዙዎች ዘንድ ተወዳጅነት ያለው በቱሪስቶች የሚጎበኝ እነ ጃኪ ቻን ሳይቀር የበሉበት ምግብ ቤት ነው።

ስፖርት ርዝመት ዝላይ ከርዝመት ውድድርሮች ውስጥ አንዱ ሲሆን በአሸዋ ላይ ዘለን እና ተንደርድረን የምናርፍበት በጣም ታዋቂና ተወዳጅ የሆነ የአትሌቲክስ ወይም የርዝመት ዝላይ ውድድር እርዝመት ዝላይ ይባላል።

መሰረታዊ አገልግሎት ጤና ጣቢያ ከመሰረታዊ ግልጋሎት መስጫ ተቋማት አንዱና ጤናን ለማስጠበቅ የሚፈለግ ሲሆን ጤና ጣቢያ ለሰዎች ጤናን ለማስጠበቅ የመከታተል እንዲሁም ልዩ ልዩ አገልግሎት ይሰጣል።

ታሪክ እና መልካምድር የግለሰብ የህይወት ታሪክ የከታሪክ አይነቶች ዉስጥ አንዱ ሲሆን የግለሰብ የህይወት ታሪክ ስለ አንድ ሰዉ ስኬቶች ዉድቀቶች ለማስተማር ሲባል የሚፃፍ የግለሰብ ዉቅር የግለሰብ ታሪክ ይባላል።

የ እጽዋት ሳማ ሳማ ከእፅዋት አይነቶች ውስጥ አንድ ሲሆን ሳማ ጅግ በጣም የሚያቃጥል አንዳንድ ሰዎች ደግሞ ለመድሀኒትነት እንደ ምግብ የሚጠቀሙበት ለጨጓራ መድኃኒት የሚሆን በዓይነቱ ደግሞ አቃጣይ የሆነ አረንጓዴ ቀለም ያለው እዋት በየቦታው የሚበቅል ነው ።

እምነት እና ባህል የጋብቻ ስነስርዓት በኢትዮጵያ ዉስጥ እንደ አንድ ባህል የሚቆጠር ሲሆን በወንድ እና በሴት ተከፍሎ የሚከበር በጥሎሽ እንዲሁም በተለያዩ ተግባራት የሚታወቅ የጋብቻ ባህል ይባላል።

የቤትና የቢሮ እቃዎች ግርግዳ እና የጠረጴዛ ላይ አበባ ከቤትና ከቢሮ ዕቃዎች አንዱ ሲሆን የቤት ውስጥ የጠረጴዛ ላይ እንዲሁም በተለያዩ ቦታዎች የሚቀመጥ ቦታን የሚያሳምር ቤትና ቢሮን የሚያሳምር መዋቢያ የሆነ ዕቃ ነው።

ከማሸኖች ውስጥ አንዱ ሲሆን የመበየጃንት ማሽን የተለያዩ ብረቶችን ለማገጣጠም ለመስራት የምንጠቀምበት በረቶችን መገጣጠሚያ ማሽን ነው፡፡

መስጌጥ መሽለም ከመስጌጥ ተግባራት ውስጥ አንዱ ሲሆን መሽለም በተለይም አንድን ስራ ለመጨረስ ለማጠናቀቅ የምናደርገው የመጨረሻ የማጠቃለያ ማስጌጫ ዘዴ መሸለም በመባል ይታወቃል።

እጽዋት፤ ሳማ ከእጽዋት አይነቶች ውስጥ አንዱ ሲሆን ሳማ በየሰፈሩ የሚገኝ በጣም አቃታይ የሆነ እሾህ ያለው አንዳንዶች ደሞ የጨጓራ መዳኒት የሚጠቀሙበት ተቀቅሎ በወጥነት የሚሰራ የጨጓራ መድሃኒት የሚያገለግል ሳማ ይባላል።

ታሪክና መልካም ምድር የኢትዮጵያ ታሪክ ከታሪክ ውስጥ አንዱ ሲሆን የኢትዮጵያ ታሪክ ልዩ ልዩ የኢትዮጵያ ታሪኮችን በጊዜ ቀደም ተከተል የሚያስቀምጥ የኢትዮጵያን ስኬቶችና የኢትዮጵያን ሌሎች ነገሮች የሚያስቀምጥ ታሪክ ነው ::

ንግድና ግብይት ሱቅ ከንግድና ግብይት መስጫዎች ዉስጥ አንዱ ሲሆን ሱቅ በተለይም የተለዩ ሸቀጦችን የምንገዛበት እንዲሁም ለባለ ሱቁ የሚሸጥበት ቦታ እቃዎች የሚሸጡበት በየሰፈሩ የሚገኝ ቦታ ሱቅ ነዉ።

የቤትና የዱር እንስሳት በቀቀን ቀን ከዱር እንስሳት ውስጥ አንዱ ሲሆን በቀቀን በመልኩ በጣም የሚያምር በሰውነት ላይ ብዙ ቀለማት ያሉ ሰው ያለውን ነገር መልሶ የሚያስተጋባ እንስሳ በቀቀን ብርቅዮ እንስሳ በመባል ይታወቃል፟።

ማስጌጥ፦ ማቅለም ከማስጌጥ ተግባራቶች ውስጥ አንዱ ሲሆን ማቅለም ልዩ ልዩ የሆኑ ቀለማትን በተለያዩ ቦታዎች ላይ በመቀጠል የምናደርገው የማሸበረቂያ ዘዴ ልዩ እና ማራኪ ገጽታ የመፍጠር ሂደት ማስጌጥ ነው።

መጽሐፍት መጽሄትና ጋዜጣዎች የኬሚስትርይ መጽሐፍ ከመጽሐፍት ውስጥ ሲሆን ስለልዩ ቁስ እና ልዩ ቁስ ባህሪያት የምንማርበት የመጽሃፍት አይነት ኬሚስትርይ መጽሐፍ ስለ ቅመሞችና የተለያዩ ቁሳቁሶች የሚያስተምረን መጽሐፍ ነው ::

ከሱፑርማርኬት ምርቶች:- ዳይፐር ከሱፐርማርኬት ምርቶች ዉስጥ አንዱ ሲሆን ዳይፐር ለህፃናት ምቾትን በመስጠት የሚታወቀዉን ዳይፐር በመሸጥ የሚታወቀዉን የሱፐርማርኬት ምርት አይነት ሲሆን በወላጆች የሚገዛ ተፈላጊ የሆነ የህፃናት ማሳደጊያ የሚጠቅም እቃ ነዉ።

መጽሀፍት ፣ መጽሔት እና ጋዜጣዎች የፍልስፍና መጽሀፍት በመጽሀፍት ዘርፍ የሚመደቡ ሲሆን የተለያዩ ፍልስፍናዎችን፣ የተለያዩ ሚስጥሮችን ፣ የተለያዩ የተራቀቁ ሀሳቦችን ምናገኝባቸው መጽሀፍት ናቸው።

የእፅዋት አበባ ከእፅዋት አይነቶች ውስጥ አንዱ ሲሆን አበባ ማራኪ ገፅታ ያለው ሲያዩት ልብን የሚነሽጥ ውበት ያለው የፍቅር መገለጫ የሆነ በብዙዎች ዘንድ ተወዳጅነት የሆነ ለልዩ ልዩ የደስታ ባህሪያት ያለው ለልዩ ልዩ ግዚያት የምንጠቀምበት እፅዋት ነው።

ጥበብና ባህል የጋብቻ ስነ ስርዓት ከባህል ውስጥ አንዱ ሲሆን የጋብቻ ስነ ስርዓት የወንድና ሴት ጋብቻ በተለያዩ ዝግጅቶች የሚፈጸምበት ስርአት ጥሎሽን የመሰለ ስርዓት ያለበት ነው።

ዜና የቢዝነስ ዜና ከዜና አይነቶች ውስጥ አንዱ ሲሆን የቢዝነስ ዜና የተለያዩ ቢዝነሶች ስላለው የንግድና ግብይት ሁኔታ መረጃ የሚሰጠን የዜና አይነት የቢዝነስ ዜና ይባላል።

ማስጌጥ ማቅለም ከማስጌጥ ተግባራት ውስጥ አንዱ ሲሆን ማቅለም የተለያዩ ነገሮችን እቃዎችን ቦታዎችን ያማረ ማራኪ ገጽታን ለመፍጠር ሲባል የሚሰራ የቀለም የመቀባት ስርዓት ማስጌጥ እንለዋለን።

መጠጦች፦ ካስትል ቢራ ፦ከመጠጥ አይነቶች ውስጥ አንዱ ሲሆን በቢራ ዘርፍ የሚመደብ ፣ አልኮልነት ያለው ፣ ደስ የሚል ጣዕምም ያለው የቢራ ዓይነት የአልኮል መጠጥ አይነት ካስትል ቢራ ይባላል ።

መዋቢያ ወይም የውበት መጠበቂያ ቲያራ ከመዋቢያዎች ውስጥ አንዱ ሲሆን ሴቶች ፀጉራቸው ፊለፊት ላይ በግንባራቸው አቅጣጫ የሚያደርጉት የውበት መጠበቂያ ወይም እንዲያምሩ የሚያረጉበት መሳሪያ ቲያራ በመባል ይታወቃል።

መዌቢያዎች ወይም የዉበት መጠበቂያ መስታወት ከመዋቢያዎች ዉስጥ አንዱ ሲሆን መስታወት መልካችንን የምናይበት የምንዋብበት የመዋቢያ እቃ እንዲሁም የተለያዩ አካሎቻችንን የምናስተካክልበት መዋቢያ ነዉ።

ቤትና መኖሪያ ቤት ኮንደሚንየም ከቤት አይነቶች ውስጥ አንዱ ሲሆን ኮንዶሚኒየም ብዙ ሰዎች በአንድ ቦታ የሚኖሩበት ህንፃ ወይም የቤቶች ስብስብ በአንድ ህንጻ ላይ ያለ መኖሪያ ቤት ኮንደሚኒየም ነው ።

የቤት እና የቢሮ እቃዎች ሶፋ ከቤት እና ከቢሮ እቃዎች ዉስጥ አንዱ ሲሆን ሶፋ ለመቀመጫ የምንጠቀምበት በምቾቱ ታዋቂ የሆነ በአይነቱ በጣም ቤትን የሚያሳምር ደስ የሚል ማራኪ ገፅታ የሚምጥ መቀመጫ ነዉ።

ታሪክ እና መልካምድር:- የግል የህይወት ታሪክ አንዱ ሲሆን ስለ አንድ ሰዉ ልዩ ልዩ ሂደቶች እና የታሪክ ቅደም ተከተል ተመስርተዉ የሚፃፍ የታሪክ አይነት ለሌሎች ማስተማሪያ የሚጠቅም የታሪክ አይነት የግል የህይወት ታሪክ ይባላል።

የዋሽንት ሙዚቃ ከሙዚቃዎች አይነቶች ውስጥ አንዱ ሲሆን ዋሽንት ወይም ከሸምበቆ የሚሰራ ቀዳዳዎችን ያሉት መሣሪያዎችን በመጠቀም በአፍ በመፋጨት በሚመስል መልኩ የምንጫወተው የመሳሪያ አይነት የዋሽንት ሙዚቃ ይባላል።

መጓጓዣና ተሽከርካሪዎች ጋሪ በፈረስ ወይም በአህያ ላይ የሚጫን ከአንድ ቦታ ወደሌላ ቦታ ሰዎችና እቃዎችን እምናመላለስበት መጓጓዣ ጋሪ ይባላል።

መዝናኛና መናፈሻ አንድነትፓርክ ከመዝናኛና መነፈሻዎች ውስጥ አንዱ ሲሆን በአዲስ አበባ የሚገኝ በአብይ አህመድ የተሰራ የዘመናዊ አሰራር ያለው እንዲሁም ለመዝናኛነት ተመቻችቶ የተሰራ ቦታ ነው።

መጽሃፍት መጽሄት እና ጋዜጣዎች የፍልስፍና መጽሃፍት ከመጻህፍት አይነቶች ውስጥ አንዱ ሲሆን የፍልስፍና መጽሐፍ የተለያዩ ሚስጥሮችን የተለያዩ ፍልስፍናዎችን የተለያዩ ሰዎች እይታዎችን በአማረ እና በተዋቀረ መልኩ የምናገኝበት ቦታ የፍልስፍና መጽሀፍ ይባላል።

የቤት እና የዱር እንስሳት ፦ በቅሎ ፦ ከቤት እንስሳት ውስጥ አንዱ ሲሆን በቅሎ በፈረስ እና አህያ ድቅል የሚገኝ በቅሎ ለመጓጓዣነት የሚያገለግል በገጠራማው ክፍል ከአንድ ቦታ ወደ ሌላ ቦታ የምንሄድበት የቤት እንስሳ ነው ።

የባንድ ሙዚቃ ከሙዚቃ አይነቶች ዉስጥ አንዱ ሲሆን የባንድ ሙዚቃ የተለያዩ መሳሪያዎችን በአንድ ላይ ተጠቅመን በበአንድ ወይም በቡድን ሆነው ሙዚቃ በሚጫወቱ ሰዎች የምንጫወተው ሙዚቃ የባንድ ሙዚቃ ይባላል።

ልዩ ልዩ መሳሪያዎች፤ ብሩሽ ወይም ቀለም መቀቢያ ከልዩ ልዩ መሳሪያዎች አንዱ ሲሆን ብሩሽ የግድግዳ ወይም የተለያዩ ቀለሞችን ለመቀባት የምንጠቀምበት ዋነኛ መሳሪያ፤ ቀለም መቀለሚያ፤ ማሳመሪያ በእጅ የሚያዝ መሳሪያ ነው።

ንግድና ግብይት ገበያ:- ገበያ የንግድ እና ግብይት ከሚካሄድባቸዉ ቦታዎች አንዱ ሲሆን ገበያ የተለያዩ የንግድ እንቅስቃሴዎች የሚደረጉበት ሻጭና ገዥዎች የሚገናኙበት ምርቶች የሚሸጡበት ቦታ ነዉ።

ልዩ ልዩ መሳሪያዎች መገዝ ከልዩ ልዩ መሳሪያዎች አንዱ ሲሆድ መጋዝ እንጨትና ብረትን እምን ቆርጥበት ልዩ ልዩ መሳሪያ አይነት ሲሆን መጋቡ ተለየኝ በተለይም በአናፂዎች የሚፈልግ እንጨትን ወደ 2 ብረትን ወደ 2 ለመቁረጥ የሚጠቅም የልዩ ልዩ መሳሪያ አይነት ነው።

ማህበረሰብ እና ቤተሰብ ፦ አጎት ፦ አጎት ከቤተሰብ አባላት ውስጥ አንዱ ሲሆን አጎት ለአንድ ሰው የአባቱ ወንድም ወይም የእናቱ ወንድም አጎት በመባል ይታወቃል ።

የዶሮ እርባታ ከግብርና አይነቶች ውስጥ አንዱ ሲሆን የዶሮ እርባታ በተለይም የተለያዩ ዶሮዎችን ለእርድ እንዲሁም ለእንቁላል ጣይ የሚያገለግሉ ዶሮዎችን በማርባት የሚገለጽ የግብርና አይነት የዶሮ እርባታ በመባል ይታወቃል።

የቤትና የዱር እንስሳት ካንጋሮ ከዱር እንስሳት ውስጥ አንዱ ሲሆን ካንጋሮ ከአንድ ቦታ ወደሌላ ቦታ በመዝለል የሚጓዝ ልጁን በፊለፊት ሆድ ውስጥ አዝላ የምትዞር እንስሳ ፣ የዱር እንስሳ፣ ፈጣኗ ዘላይ እንስሳ ካንጋሮ ነች።

ጫማዎች ቦቴ ጫማ:-ከጫማ አይነቶች ውስጥ አንዱ ሲሆን ቦቴ ጫማ በክረምት ግዜ የሚደረግ እስከ ጉልበት ድረስ ከፍታ ያለው በብዙዎች ዘንድ ለክረምት ተመራጭ የሆነ ጫማ ከጎማ የተሰራ ጫማ ነው።

መዝናኛና መናፈሻ ነጭ ሳር ብሄራዊ ፖርክ ከመዝናኛና መናፈሻ ቦታዎች አንዱ ሲሆን ነጭ ሳር ብሄራዊ ፓርክ በብዙ ቱሪስቶች የሚጎበኝ በነጭ ሳር ይዘቱ የሚታወቅ በደቡብ ክልል የሚገኝ ኢትዮጵያ ውስጥ ያለ መዝናኛ ነው።

ንግድ እና ግብይት ባዛር ንግድ እና ግብይት የሚፈጸምባቸው ቦታዎች ዉስጥ አንዱ ሲሆን፤ ባዛር የተለያዩ ምርቶች እና ሸቀጦች የሚሸጡበት የንግድ እና ግብይት ቦታ ወቅታዊ የሆነ የንግድ ቦታ ባዛር እንለዋለን።

አትክልትና ፍራፍሬዎች ዱባ ከአትክልት አይነቶች አንዱ ሲሆን ብቻውን ወይም በወጥ ተሰርቶ የሚበላ ወይም ተወዳጅ የሆነ ምግብ መስሪያ ዓይነት ዱባ ነው።

መፅሐፍ መፄት እና ጋዜጣዎች፦ የሒሳብ መፅሐፍ ከመፃፍ ውስጥ አንዱ ሲሆን የሒሳብ መፅሐፍ ከአንደኛ ክፍል ጀምረን እስከ አስራ ሁለተኛ ክፍል ድረስ የምንማርበት የመፅሐፍ አይነት ሒሳብን ለማስላት የሚጠቅም መፅሐፍ የሒሳብ ማስያ መፅሐፍ የሒሳብ መፅሐፍ ነው።

መዋቢያዎች ወይም የውበት መጠበቂያ ኩል ከመዋቢያዎች ውስጥ አንዱ ሲሆን ኩል ቅንድባችንን በመቀባት ለማጥቆር ወይም ለማሳመር የምንጠቀምበት መዋቢያ መሳርያ ኩል በመባል ይጠራል።

ተፈጥሮና አካባቢ ጅረት ከተፈጥሯዊ አካባቢ አንዱ ሲሆን ጅረት በወንዝ አካባቢ የሚገኝ ከከፍታ ቦታ ላይ የሚኖር የዉኃ አወራረድ ወይም መዉረድ ጅረት በመባል ይታወቃል።

መሠረታዊ አገልግሎት ፍርድ ቤት ከመሠረታዊ ግልጋሎት መስጫ ተቋማት አንዱ ሲሆን ፍርድ ቤት የተለያዩ የፍትህ ስርዓቶች የሚካሔዱበት የተለያዩ ወንጀሎች የሚበየኑበት፥ እሚደመጡበት ቦታ ነው።

ፍርፍር ፍርፍር ከምግብ አይነቶች ዉስጥ አንዱ ሲሆን እንጀራን በመጠቀም ተፈርፍሮ የሚበላ የምግብ አይነት በብዙ ሰዎች ዘንድ በኢትዮጵያዉያን ዘንድ ተወዳጅ የሆነ የሚዘወተር ምግብ ነው።

ጉዞ ቱሪዝምና ስደት የባር ላይ ጉዞ ከጉዞ አይነቶች ውስጥ አንዱ ሲሆን የባር ላይ ጉዞ ከአንድ ቦታ ወሌላ ቦታ በውሃ ዳይቭ በተለያዩ ነገሮች የሚደረግ የጉዞ ዓይነት የባህር ላይ ጉዞ ብለን እንጠራለን።

ማህበረሰብና ቤተሰብ ኒውክለር ፋሚሊ በገንዘብ አቅሙ ከፍተኛ አቅም ያለው ለትምህርትና ለልዩ ልዩ ጤናዎች የቀዳሚነት ድርሻ ወይም ድርሻ የሚሰጥ የቤተሰብ ዓይነት ነው

ሃይማኖት የክርስትና ሃይማኖት ከሃይማኖቶች ውስጥ አንዱ ሲሆን የክርስትና ሃይማኖት የኢየሱስ ክርስቶስ ላይ አስተምሮት ላይ መሰረት ያደረገ ጥንታዊና አንጋፋ ሀይማኖት በውስጡ እንደ ኦርቶዶክስ ካቶሊክ እንዲሁም ፕሮቴስታንት የመሳሰሉ ክፍሎች ያሉት ሃይማኖት ነው ።

ስራ ማዕድን የማውጣት ስራ የስራ አይነት ሲሆን የተለያዩ ማዕድናትን ቆፍሮ በማውጣት የሚደረግ በብዙዎች ዘድ ተፈላጊ የሆኑ ማዕድናትን በማውጣት የሚገለፅ የስራ አይ በበረሀዎችና ልዩ ልዩ ቦታዎች የሚዘወተር ነው።

ጌጣጌጥ ወርቅ ከጌጣጌጥ ምርቶች ዉስጥ አንዱ ሲሆን ወርቅ በብዙዎች ዘንድ ተፈላጊ የሆኑ እንደ ሃብል አንባር ጆሮ ጌጥ የመሳሰሉትን የምንሰራበት አንጸባራቂ ጌጣጌጥ ዉድ የሆነ ነው።

ታዋቂ መሪዎች አባቶች ሼህ ሀጂ ሙፍቲ በእስልምናው እምነት ተከታዮች ዘንድ እንዲሁም በኢትዮጵያ ህዝብ ዘንድ ታዋቂ የሆኑ የክብር ዶክተር የተሰጣቸው የእስልምና መሪ ሸህ የሆኑ ታዋቂ አባት ሰላምን በመስበክ የሚታወቁ ሼህ ሀጂ ሙፍቲ ይባላሉ።

ዜና የአየር ንብረት ዘገባ ዜና ከዜናዎች ውስጥ አንዱ ሲሆን ስለ አለው የአየር ንብረት ሁኔታ እንዲሁም ስለመጭው የአየር ንብረት ልዩ ልዩ መረጃ የምናገኝበት የተለያዩ ለተለያዩ ማህበረሰብ ክፍሎች ጥቅም የሚሰጥ ለመጓጓዣ እና የትራንስፖርት ጥቅም የሚሰጥ ወሳኝ የዜና አይነት ነው።